መደርደሪያ ከቤት ዕቃዎች ውስጥ አንደኛው ሲሆን ይህ መደርደሪያ እንግዲህ የሚሰራው የተለያዩ ቤት ዕቃዎችን በስርዓቱ ለመደርደር የሚውል የቤት ዕቃ ነው። ይህ የቤት እቃዎችን ለማስቀመጥ በጣውላ ወይም ከተለያዩ ነገሮች ሊሰራ ይችላል።

የፕሮቴስታንት ሀይማኖት፤ የፕሮቴስታንት ሀይማኖት ጥሬ ትርጉሙ ማፈንገጥ ሴጣንን መቃወም ማለት ሲሆን እንግሊዝ ይህ ሃይማኖት በመጽሐፍ ቅዱስ የተመሰረተ እና ተዋህዶ ቤተክርስቲያን ግንድ የሆነ ሃይማኖት ነው።

የእፎይታ መፅሐፍ የእፎይታ መፅሐፍ የጣሊያን የትርጉም መፅሐፍ ሲሆን ተወዳጅነትን ማግኘት የቻለ መቼቱን በፓትዮድክ እስር ቤት ያደረገ መፅሐፍ ነው::

ተሽከርካሪ ወንበሮች ከቤት እና ከቢሮ እቃዎች አንደኛው ሲሆን ይህ የቢሮ ዕቃ አንድ ስራ አስኪያጅ ለመቀመጥ ወይም ቶሎ ለመንቀሳቀስ እንዲመች ተደርገው የተሰሩ የቢሮ መቀመጫዎች ናቸው።

የጤና ትምህርት ከተማረ በኋላ የተለያዩ የህክምና አገልግሎቶችን ለማህበረሰቡ የሚሰጥበት የህክምና ዘርፍ ነው። ከነዚያም መካከል ላቦራቶሪ እና ፋርማሲ ትምህርቶች ተጠቃሽ ናቸው።

የአድዋ ድል ታሪክ ኢትዮጵያ አለኝ ከምትላቸው ታሪክ ውስጥ አንደኛው ታሪክ ሲሆን ጣሊያንን ያባረርንበት ታሪክና ብርቅዬ በጠላት ያልተገዛን አገር ያረገን ታሪክ ነው።

ባህላዊ አልባሳት መካከል የጎንደርን ባህላዊ ልብስ ማየት እንችላለን ።ይህም ጃኖ ነው ።

በባህር ዳር በጣና ሀይቅ ላይ የደረሰበትን የእንቦጭ አረም ለመከላከል ማህበረሰቡ መጠንከር እንዳለበት አማኮ አሳወቀ። ይህንንም ለማድረግ መንግስት ከፍተኛ ድርሻ እየወሰደ ይገኛል።

ቆየት ያሉ ሙዚቃዎች እነዚህ ምናልባት በነ አናስቴር፣ በነ ጥላሁን ገሠሠ የተዘፈኑ ሲቆየት ያሉ ሙዚቃዎች ናቸው እነዚህ የሙዚቃ ስልቶች ከአሁን የሙዚቃ ስልቶች የሚለዩበት በሪከርድ በተደረጉበት የሙዚቃ መሳሪያና በተጫወቱት የሙዚቃ ስለታ ነው።

የቤት ምንጣፍ ከቤት ዕቃዎች ዉስጥ አንዱ ሲሆን ይሄ ምንጣፍ እንግዲህ ቤትን ዉብ ለማድረግ እና ቆሻሻዎችን አንዳንዴ ወደስር እንዳይገቡ የምያረግ የቤት ዕቃ ነው::

ሚስማር ልዩ ልዩ መሳሪያዎችን ይህ ሚስማር ሙሉ በሙሉ በብረት የተሰራና እንጨቶችን ለመያያዣነት የሚውል መሣሪያ ነው።

ዶ/ር ክንዴ የጥርስ ህክምና ክሊኒክ ይህ የህክምና ክሊኒክ የሚሰጣቸዉ አገልግሎቶች መካከል የተቦረቦሩ ጥርሶችን እና የተሸረፉ ጥርሶችን የመሙላት አገልግሎት ይሰጣል። ብሬስ ማሰር እና የእጥበት አገልግሎት ተጠቃሽ ናቸዉ።

ድንች ከግብርና ምርቶች ውስጥ አንዱ ሲሆን ይህ ድንች በአመት ሁለት ጊዜ ውሃን በመቆጣጠር ካገኘም ሶስቴ ሊበቅል የሚችል የግብርና ምርት ነው። ይህ ግብርና ምርት እንግዲህ በቀላሉ ቶሎ ልንዘረው ወይም ለናገኘው የምንችል የግብርና ዓይነት ነው።

የትምህርት ቤት መሰረተ ልማት አገልግሎት እንግዲህ በአብዛኛው በገጠራማ አካባቢ መደረግ ያለበት የመሰረተ ልማት አገልግሎት ቀረፍ ያለበትና መንግስት ትኩረት ሰጥቶ ሊሰራው የሚገባ የመሠረት አገልግሎት ነው።

የዘይት ንግድ ምርት ይህ ምርት በፋብሪካዎች ከተቀነባበረ በኋላ የተለያዩ የማህበረሰብ ክፍሎች የሚደረግ የምግብ ምርት ነው እንግዲ ንግድ ምርት በሚሊዮን ብሮች በወር ማምረት የሚቻል ይጠበቃል።

የመከላከያ ሰራዊት የመከላከያ የሀገር ድንበርን የሚታወቅ ሀይል ሲሆን ይህ ሃይል አገልግሎት የኃይል በሀገራትና መከላከያ ሰራዊት ናቸው።

ቲማቲም ከግብርና ምርቶች ውስጥ አንድኛው ምርት ሲሆን ቲማቲም በቀላሉ ሊበቅል የሚችልና ምርታማ የሆነ የግብርና ምርት ነው። ይህ ምርት በጥንቃቄ ካልተያዘ ደግሞ ቶሎ ሊበላሽ የሚችል አይነት ምርት ነው።

ከገጠር ወደ ከተማ በሚደረግ የስደት

አንበሳ ከዱር እንስሳቶች ውስጥ አንደኛው ሲሆን ይህ አንበሳ በጥንካሬው እና በአደን ሀይሉ የሚታወቅ የዱር እንስሳ ነው ። ይህ የዱር እንስሳ በኢትዮጵያ በአብዛኛው በስፋት አይገኝም ግን የው በጥቂቱም ቢሆን ይገኛል በሰሜን ተራሮች ብሔራዊ ፓርክ ይገኛል ።

መንግስት ባደረገዉ የቤት ቆጠራ አማካኝነት በባህርዳር ዉስጥ ከሠላሳ ሺህ በላይ አባዉራዎች እንደሚገኙ ተነግሯል።

የምህንድስና ትምህርት አንድ ሰዉ ከተማረ በኋላ የተለያዩ ህንፃዎችን፣ ኮንዶሚኒየሞችን እና መስመሮችን ይገነባል ተብሎ ይታሰባል። ይህ ትምህርት ደግሞ በየዩኒቨርስቲዎች ይሰጣሉ ሲቪል በሚል ዲግሪ ማለት ነዉ።

ዱባ በኢትዮጵያ ባህላዊ የሆነ አትክልትና ፍራፍሬ ሲሆን ይህ አትክልትና ፍራፍሬ በመሬት በመጓዝ በሀረግ አማካኝነት ነዉ የሚበቅለዉ በሳይዙም ትልቅ ነዉ። አንድ ዱባ ለቤተሰብ አባላት ሊሆን ይችላል።

የአውቶብስ መሽከርከሪያ ተሽከርካሪ እንግዲህ በባሂሪው ከ24 እስክ 100 ሰው የመያዝ አቅም ያላቸው ተሽከርካሪዎቻ አሉ። ብዙ ሰው ለመያዝ ቀልተፍ ያሉ ተሽከርካሪ ናችው።

ሚስማር ከልዩ ልዩ መሣሪያዎች መካከል ሲሆን ይህ መሳሪያ የሚያገለግለው ሁለት ብረቶችን ለማጣመር እና ደግሞ ሁለት እንጨቶችን ለማጣመር የሚያገለግል

የጆሮ ጌጣጌጥ እንግዲህ የጆሮ ጌጣጌጥ ሴቶች ልጃ ገረዶች የሚያደርጉት በአንዳንድ ባህልም ሰፋ ያለ የጆሮ ጌጣጌጥ ሊያደርጉ ይችላሉ።

ይህ ቴሌቪዥን የቴሌቪዥን ከኤሌክትሮኒክስ ምርቶች አንዱ ሲሆን ምስልን ወደ ሲግል ቀይሮ ኤሌክትሮኒክስ ምርት ኤሌክትሮኒክስ ምርት እንደሚታወቀው ከተለያዩ ሊሰራ ይችላል።

የጫማ ፋሽን፦ ይህ የጫማ ፋሽን የተለያዩ የኢትዮጵያ አልባሳት ወይም የጫማዎችን የተለያዩ ፋሽን ዲዛይኖች እየተቀየሩ ይገኛሉ ከእነዚህም መካከል የሰንደል ጫማዎች ወይንም ከጎማ የሚዛጋጁ ወደተለያዩ ፋሽን ዲዛይኖች እየተቀየሩ ይገኛሉ።

ዝግባ ይህ ዝግባ እንግዲህ ትልቅ የሆነ በቁመቱ ትልቅ የሆነ ጥቅጥቅ ያለ እፅዋት ነዉ። ይህ እፅዋት በአብዋኛዉ ደናማ የሆነ አካባቢዎች ላይ ይገኛል። እና ደግሞ በኢትዮጵያ ብርቅየ የሆነ እፅዋት ነዉ።

ሙዝ ከአትክልትና ፍራፍሬዎች ዉስጥ አንኛዉ ሲሆን እንግዲህ ሙዝ በዉስጡ ብዙ ንጥረ ነገሮች ያሉት ለጤና ተስማሚ የሆነ አትክልትና ፍራፍሬ ነዉ። ይህ አትክልትና ፍራፍሬ በማንኛዉም ቦታ ሊበቅል የሚችል የአትክልትና ፍራፍሬ አይነት ነዉ።

የአድዋ ድልድል ጉዞ ተጠቃሽ ነው ከእነዚያ ከነዚህ ጉዞዎች መካከል ነኝ ጉዞዎች የሚደረጉት ከተለያዩ የክልል ከተሞች ተነስቶ ወደ አድዋ ድል ወደተደረገበት አድዋ ትግራይ ወደሚገኘው አድዋ ረጅም ጉዞ ነው።

የኦርቶዶክስ ተዋህዶ ሃይማኖት ካሏት ክበረ በዓል ውስጥ አንደኛው የመስቀል በአል አከባበር ነው ይህ የመስቀል ባህል አከባበር የአዲስ አመት መምጣት ተከትለው የሚከበር ባህል ነው። መስቀል የሚከበረው የጌታችን መዳታችን ኢየሱስ ክርስቶስ መስቀል በማክበር ነው ።

ይህ ፀጉር ፋሽን ተጠቃሽ ነዉ። ይህ ፀጉር ፋሽን እለት እለት እየተሻሻለ መጥቷል። አንደኛዉ የኢትዮጵያ የባህላዊ ፌድ አፕ የሆነዉ በተለያዩ ስታይሎች መጥቷል።

የኮንዶሚኒየም መኖርያ ቤት እንግዲህ የጋራ መኖሪያ ቤቶች ሲሆኑ እነዚህ የጋራ መኖሪያ የቤቶች ቢያንስ በትንሹ ለ 10 ሰው ወይ ለስራ አባወራዎች መፍትሔ ሊሰጡ የሚችሉ የመኖሪያ ቤቶች ናቸው። በጥቂት ቦታ ብዙ ሰው ሊኖር የሚችልበት መኖሪያ ቤት ነው።

ብረት ምጣድ እነዚህ የቤት እቃወች ውስጥ አንደኛው ነው የብረት ምጣድ የሚያገለግለው የተለያዩ ነገሮችን ለመቁላት የሚውል የቤተ ዕቃ ነው ቆሎ ለመቁያነት ቡና ለመቁያነት ሊሆን ይችላል።

የሴት ልጅ ግርዛት ከልማዳዊ ድርጊቶች ውስጥ አንዱ ነው። ይህ ባህል ማቅረብ ያለበት ሲሆን ሴቶች በወሊድ ጊዜ ችግር እያጋጠማቸው ይገኛል።

ጭስ አባይ ፏፏቴ ይህ ፏፏቴ የሚገኘው በአማራ ክልል ከባህር ዳር በስተ ምስራቅ በኩል የሚገኝ ይህ ፋፋቴ የአባይን ግድብ ተከትሎ የተሰራ ሲሆን በጣም ድንቅ ፏፏቴ ነው።

የአማራ ብሔራዊ ክልላዊ መንግስት የራሱ የሆነ የአርማ ያለው ሲሆን ይህ የአርማ መለያ በቀይና በቢጫ ከመካከሉ ኮከብ አለው። ይህ የኮከብ ምልክት የማህበረሰቡን እኩልነት ታመለከታለች።

የትምወርቅ ቡና ቤት፡- የትም ወርቅ ቡና ቤት የምትገኘው በቀበሌ 03 በባህር ዳር ሲሆን ቡና ቤቷ በምታፈላው ቡናዎቿ እና በምታዘጋጃቸው ስፕሪስ እና የማኪያቶ ምርቶች ተወዳጅነት ያገኘች የቡና ቤት ነች።

የማስጌጥ ዓይነቶች እንደየቦታውና እንደ አላማው የሚለያዩ ሲሆን የቤት ውስጥ፣ የውጭና የዝግጅት ማስጌጥ ይጠቀሳሉ።

የጎመን ምግብ፦ እንግዲህ የጎመን ምግብ የሚዘጋጀው በኢትዮጵያ በገጠሩ አካባቢ ከሚበቅለው የጎመን ጥቅል በመጠቀም ነው። ይህ የጎመን ጥቅል እንግዲህ ለምለም እና በቀላሉ ሊበቅል የሚችል የምግብ አይነት ነው።

አበበ ወርቅና ጌጣጌጥ ሰሪ ይህ ጌጣጌጥ የሚገኘው በባህር ዳር ሲሆን ታዋቂ ጌጣጌጥ ሰሪ ግለሰብ ነው።

መኪናዎች ለግል ጥቅም ሲውሉ ባቡሮችና አውቶቡሶች ደግሞ ብዙ ሰዎችን በአንድ ጊዜ ያጓጉዛሉ። አውሮፕላኖች ደግሞ ርቀቶችን በፍጥነት ያቋርጣሉ

የስነ ህንፃ ጥበብ ውስጥ የላሊበላ ውቅር አብያተ ክርስቲያን ሲሆን የተለያዩ ጥበባት አሉት።

ጥፍር ቀለም ሴቶች ብዙ ጊዜ የሚጠቀሙት አይነት ነው ይህ ጥፍር ቀለም የሚያገለግለው አንደኛ ለጌጣጌጥ ሁለተኛ ደግሞ ጥንካሬ እና ንጽህና ለመጠበቅ ነው ቀለም የሚገዘው ከተለያዩ ሱቆች ወይም ሱፐር ማርኬቶች ነው።

ኢዜማ የኢትዮጵያ ዜጎች ማህበር ፖለቲካ ፓርቲ ይሄ ፖለቲካ ፓርቲ በኢትዮጵያ የሚገኝ እጩ ተፎካካሪ ፓርቲ ሲሆን ከብልፅግና ቀጥሎ በህዝብ ተወካዮች ዘንድ ብዙ ወንበር ያገኘ በቀጣዩ ምርጫም ጥሩ ተፎካካሪ ይሆናል ተብሎ የሚጠበቅ ነዉ።

የተራሬ የሚባለዉ የፀጉር አሰራር የኢትዮጵያ የባህላዊ የፀጉር አሰራር ሲሆን ይህ በአሁኑ ሰዓት ፌራሪ ከሚባለዉ የፀጉር አሰራር ጋር ቀረቤታ ያለዉ የፀጉር አሰራር የግራና የቀኝ የፊት ፀጉር በመተዉ የመሀል ፀጉርን ብቻ በማሳደግ የሚሰራ የፀጉር ቅርፅ ነዉ።

የሽመና ስራ የሽመና ስራ ሚካሄደው በእጅ ባለሙያዎች ሲሆን ከነዚህ የሽመና ስራዎች ውስጥ ጋቢዎችን፣ ነጠላዎችን እና የተለያዩ የልብስ ምርቶች ይመረቱበታል።

የትምወርቅ ቡና ቤት ቡና ቤት የምትገኘው በባህር ዳር ሲሆን ይህች ቡና ቤት የተለያዩ ቡናዎችን በማፍላት ለተጣሚዎቿ ቡናን ትሸጣለች። በተወዳጅ ቡናዎቹአም ታዋቂናት።

የመኪና ማስጌጥ አለ ይህ የመኪና ማስጌጥ የሚሰሩ የራሳቸው ባለሙያዎች አሉ። ከነዛ መካከል የዲኮርና የአርት ባለሙያዎች አሉ። እነዛ ባለሙያዎችበስዕልና በተለያዩ ጌጣጌጦች መኪናን ሊያስጌጡ ይችላሉ። በተለይ አብዛኛው ጊዜ ለሰርግ።

የኔትወርክ ዝርጋታ መሰረተ ልማት፦ ይሄ የኔትወርክ ዝርጋታ መሰረተ ልማት በዋነኝነት በኢትዮጵያ በኢትዮ ቴሌኮምና በሳፋሪኮም የሚደረጉ መሰረታዊ ልማቶች ናቸው። ለማህበረሰቡ ጉልህ የሆነ ወደ ቴክኖሎጂው ዓለም ለመቀላቀል መሰረታዊ የሆነ ሊገነቡ የሚገባው መሰረተ ልማት ናቸው።

ባህል እና ከባህላዊ ህክምና አንደኛው ዝንጅብል ተጠቃሽ ነው። ዝንጅብል ለተለያዩ የጉንፋንና የጉሮሮ ህመሞች መድኃኒት ነው። ይህ የህክምና መድኃኒት በኢትዮጵያ የታወቀ ነው።

የኢፌድሪ መከላከያ ሰራዊት እንግዲህ የመከላከያ ሠራዊት የአገርን ድንበር ለማስጠበቅ እና እቺ ሀገር በተለያዩ የክልል መሪዎች እና ትላልቅ ተቋማትን የሚጠብቁ የአገር መከላከያ ሰራዊቶች ናቸው።

የወይን ጠጅ መጠጥ የወይን መጠጥ እንግዲህ በጣም አስካሪና አስካሪ መጠጥ ነው ይህ የመጠጥ በፋብሪካ ውስጥ ከተቀነባበረ በኋላ ምናልባትም ለሺ አመታት ድረስ ንጹህ ሆኑ የሚቆይ መጠጥ ነው።

እንግዲህ የጉሮሮ ህክምና በተለያዩ የዝንጅብሎች እና በተለያዩ የነጭ ሽንኩርት ተጠቅሞ ሊያድኑት የሚችል የባህላዊ ህክምና ነው። ባህላዊ ህክምና ጉልህ የሆነ መብት የሚሰጠው በሽታ ነው።

የኢትዮጵያ ፖለቲካ በየአምስት አመቱ ምርጫ የሚደረግበት ፖለቲካ ነው። እንግዲህ በኢትዮጵያ ከሀያ የሚበልጡ ንቁ የሆኑ የፖለቲካ ፓርቲዎች አሉ። ከነዚህም መካከል አብን ተጠቃሽ ነው።

የድራማ፦ ድራማ እንግድህ የተለያዩ ሰዎች በአንድ ላይ ሆነው የሚሰሩት የደራሲው፥ የዳይሬክተሩ፥ እና የተዋናዩ ድምር ውጤት ነው።

አህያ ከባህላዊ ተሽከርካሪዎች ውስጥ ወይም መጓጓዣዎች ውስጥ ዋነኛው ነው ። አህያ እንግዲህ የተለያዩ ጭነቶችን እና ሰዎችን ለማጓጓዣነት የሚውል በገጠሩ አካባቢ የሚገኝ በስፋት የሚጠቀሙት የመጓጓዣ ነው ።

ደባራዎቹ የተሰኘች ይች መፅሐፍ ጋዜጠኞችን የምታጋልጥ እና ጋዜጠኞችን ሚዲያዎችን ሚድያም ስታደርግ ድንቅ መፅሐፍ ነች። ይች መፅሐፍ በባህር ዳር ሌክቸር በሆነው በፕሮፌሰር ነው የተፃፈችው።

የእስልምና ሀይማኖት የእስልምና ሀይማኖት ውስጥ የራሳቸው መፅሀፍ ቅዱስ አላቸው ይህም መፅሀፍ ቅዱስ ቁራን ተብሎ ይጠራል። እነዚህ ሀይማኖት ውስጥ አልኮል መጠጣት አይቻልም ሀራም ነው ይባላል እነሱ ሀይማኖት።

ፍየል ከቤት እንስሳት ዉስጥ አንዷ ስትሆን ይች ፍየል በቅብዝብዝነቷ እና በጠንካራነቷ የምትታወቅ የቤት እንስሳ ነች። ይች የቤት እንስሳ ቀልጣፋ ነች። ቅጠል በል የሆነች የቤት እንስሳ ነች።

የእጅ ጥበባት መካከል አንደኛው የሸክላ ጥበብ ተጠቃሽ ነው ይህ የሸክላ ጥበብ እንግዲህ የተለያዩ ድስቶችን ምጣዶችን እና በሸክላ የሚሠሩ አንዳንድ ጌጣጌጦችን ይሰሩበታል።

የኦርቶዶክስ ሃይማኖት በኢትዮጵያ ትልቅ የሆነ ሃይማኖት ሲሆን ይህ ሃይማኖት የራሱ የሆነ ቤተክርስትያንን እና ስርአቶች አሉት። ከነዛ መካከል አንደኛው ተጠቃሹ የጥምቀት አገልግሎት ነው ይህ የጥምከት አገልግሎት በማንኛውም በኦርቶዶክስ ተዋህዶ ሃይማኖት የሆነ የሚጠመቅበት ስርአት ነው።

የካቶሊክ ሃይማኖት ፦ ይህ የካቶሊክ ሃይማኖት በኢትዮጵያ የሚገኝ ሃይማኖት ሲሆን የካቶሊክ ሃይማኖት በኢትዮጲያ ጥቂት የማይባሉ ተከታዮች አሉት ። ይህ ሃይማኖት የራሱ የሆነ ስርአትና አከባበር አለው ። ከኢትዮጵያ ኦርቶዶክስ ተዋህዶ ጋር ብዙ ሼር የሚደራረጉት ባህሪያት አሉት ።

የመኪና አስከባሪዎች ጥቅማቸው እነዚህ የመኪና አስከባሪዎች መኪኖችን በተራቸው እና በሰልፋቸው እንዲመሩ የሚያደርግ የህግ አስከባሪ ተቋማት ናቸው ፤ ወይም በአንድ ግለሰብ ሊሆን ይችላል በተለያዩ ግለሰቦች እነዚህ የሚመሠረቱ ናቸው።

የሰዉ ነገር ይች እፅዋት የምትገኘዉ በባህርዳር በጣና ገዳማት ዉስጥ ሲሆን ይች እፅዋት እንደሚታወቀዉ የሰዉ ነገር የተባለችበት ምክንያት የሰዉ ልጅ ሲነካት ሰዉነቷን የምትሸበሽብ እፅ ነች።

የቡትስ ጫማዎች እነዚህ የቡትስ ጫማዎች የሚዘጋጅት ከኩማን እና ከተለያየ ከፍ ካለ የእግራችንን ባት ለመሸፈን የሚያገለግሉ ጫማዎች ናቸው። እነዚህ ጫማዎች ከቆዳ ምርቶችና ላስቲኮች ሊዘጋጁ ይችላሉ።

የጆሮ ጌጥ የጆሮ ጌጥ እንግዲህ አንድ ልጃገረድ ራሷን ከምታስጌጥባቸው ነገሮች አንደኛው ነው። ይህ ጆሮዋ ላይ በማድረግ ለተለያዩ ክብረ በዓላቶች ወይም ለተለያዩ ዝግጅቶች ራሷን ልታስጌጥ ትችላለች ይህም ውብ ሆነ ለመታየት ያገለግላታል።

በደብረታቦር ደብረታቦር ያሉ ማህበረሰቦችን መንግስት ሰብስቦ ባናገራቸው መሠረት ማህበረሰቡ የአሁኑን ትውልድ ለመቋጨት መንግስት ጉልህ ሚና መወጣት አለበት ሲሉ ገልጸዋል ይህ የአማራ ሚዲያ ኮርፖሬሽን ነው።

በአማራ ብሔራዊ ክልላዊ መንግስት በጣና ዳር የተከሰተዉን እንቦጭ ለማጥፋት የተለያዩ የማህበረሰብ ክፍሎች እየወጡ ይህን አረም በህብረት እያጠፉት ይገኛሉ። ይህንን ዜና ሽፋን ያገኙ አማራ ሚዲያ ኮርፖሬሽን አሚኮ ነዉ።

ኢትዮጵያ ካላት ጎጂ ባህላዊ ድርጊቶችን መካከል አንዱ ጠለፋ ነው። ይህ የጠለፋ ድርጊት አስነዋሪ እና አስከፊ የሆነ ልጃገረዶችን ያለ ፈቃዳቸው የማግባት ሂደት ነው። ይህ ባህል መቅረት ያለበት እና መቀረፍ ያለበት ባህል ነው።

የአርጎባ ማህበረሰብ የሚገኘው በደቡብ ክልል ሲሆን የራስ የሆነ የቋንቋ ዘዬና ስነ ስርዓት ያለው የማህበረሰብ ክፍል ነው።

እስልምና ሃይማኖት በኢትዮጵያ ትልቅ ሃይማኖት ሲሆን ይህ ሃይማኖት ብዙ ተከታዮች ያሉትና የቁራንና ተከትሎ የሚሰራ ሃይማኖት ነው ይህ መሀመድ የቆረቆረው ወይም የመሠረተው ሃይማኖት ነው። በነብዩ መሀመድ

ይህ የድንች ምርት በግብርና ዘርፎች ውስጥ አንደኛው ሲሆን ይህ ደንች የማምረት ሂደት የሚካሄደው ወቅቱን ጠብቆ ወይም ደግሞ በውሃ ገብዎች ውስጥ ሊመረት የሚችል ወይም ደግሞ ሶስቴ ሊመረት የሚችል ምርት ነው።

ኩሪፍቱ ሪዞርትና ስፓ በጣና ሐይቅ ላይ የተመሰረተ የስፓ እና የዋና አገልግሎት የሚሰጥ ቅንጦ የመዝናኛ ቦታ ሲሆን ይህ በኢትዮጵያ በአብዛኛው ሰዎች እንደሚጎበኝ ይታወቃል ወይም አገልግሎት እንደሚወስዱበት ይታወቃል።

የሰው ነገር የምትባል ዕፅ በባህርዳር ብሎም በጣና ገዳማት ውስጥ የምትገኝ ዕፅ ስትሆን ይሄ ዕፅ ልዩ የሚያደርጋት ስትነኳት ሰውነቷን የምትሰበስብ የዕፅዋት ዘር ነች።

ዶክተር ክንድዬ የጥርስ ህክምና ክሊኒክ ፦ የጥርስ ህክምና ክሊኒክ ከሚሰጣቸው አገልግሎቶች መካከል ብሬስ ማሰር ፣ የተቦረቦረ እና የተፈለፈዘ ጥርሶችን መሙላት እና የቆሸሹ ጥርሶችን ማጽዳት ይሰራል ይህ የጥርስ ህክምና ክሊኒክ ።

የጣና ሪዞርት መናፈሻ ይህ የጣና ሪዞርት መናፈሻ የተለያዩ ጀልቦች ያሉትና በጣና ላይ ትርዒቶች የምታዩበት የሚገርም መናፈሻ ነው።

ድስቶች ተጠቃሽ ናቸው እነዚህ ድስቶች ውጦችን ለማብሰል የሚውሉ የቤት እቃዎች ናቸው። እነዚህ የቤት እቃዎች ምን አልባት ከብረታ ብረት ሊሰሩ ይችላሉ።

በኢትዮጵያ የደረሰውን የጎርፍ አደጋ ተከትሎ የተወሰኑ የማህበረሰብ ክፍሎች ከቤት እና ቀያቸው መፈናቀላቸውን ተከትሎ ድጋፍ እየተደረገላቸው እንደሚገኝ አሚኮ ዘግቧል።

የዶሮ ምግብ የዶሮ ምግብ የሚዘጋጀው ከዶሮ ነው ይህ ምግብ በኢትዮጵያ ባህላዊና ለተለያዩ ክብረ በዓላት የሚዘጋጅ አይነት የምግብ አይነት ነው ይህ የምግብ እና በጣም ጣፋጭ ነው።

የጀሮ ጌጣጌጥ የጀሮ ጌጣ ጌጥ እንግዲህ የሴቶች ልጆች የሚያስጌጡበት እራሳቸውን ውብ ሁነው ለመታዬት የሚያደርጉት ጌጣ ጌጥ ሲሆን ይህ የጀሮ ጌጣ ጌጥ ከተለያዩ የወርቅ ብርና ብረታ ብረቶች ሊሰራ ይችላል።

ጋሪ ተጠቃሽ ነዉ ከእነዚህ የመጓጓዣ ተሽከርካሪዎች መካከል እንግዲህ ይህ መጓጓዣ በገጠራማ አካባቢዎች ታዋቂ የሆነ እና ተፈጥሮ በሆነዉ ፈረስ የሚዘጋጅ መጓጓዣ ነዉ። ከጋሪና ብረቶች ሊዘጋጅ ይችላል።

የአዊ ዞን ማህበረሰብ ማህበረሰብ የሚገኘው በአዊ ዞን ይህ ባህል አለው። ከነዛ መሃከል ይህ የሚይ ጥላ ልዩ ባህላቸው ነች።

አይጠየፉ አዳራሽህ በኢትዮጵያ በወሎ ዞን ውስጥ የሚገኝ በንጉሠ ነገታት የተገነባ ድንቅ የሆነ ቤተ መንግስት ነው። ካሏት የኢትዮጵያ ቀደም ታሪኮች ውስጥ አንዱ ነው።

እርሳስ ከጽፈት መሳሪያዎች ውስጥ አንዱ ሲሆን የሚያገለግለው ለመጻፍና በድጋሚ ልናጠፋው የምንችለው የጽፈት መሣሪያ ነው ይህ ጽፈት መሳሪያ በአብዛኛው ሱቆችና የህፈት መሳሪያ ሰጪ ተቋማት ውስጥ ይገኛል።

ዘይቶና ይህ ቶሎ መብቀል የሚችል የግብርና ምርት ሲሆን ይህ የግብርና ምርት እንግዲህ በዋጋውም ከገበያ ላይ ከ5-10 ብር የሚሸጥ የአትክልትና ፍራፍሬ አይነት ነው።

ቤተሰብ ሶስት ጉልቻ ተብሎ ይጠራል ይህም አባት እናትና ልጅ ያሉት አንድ ሙሉ ቤተሰብ መፍጠር የሚችል ነው ይህ ቤተሰብ በአባውራው መሪነትና በእማውራይቱደግሞ ታጋይነት የሚመሰረት ቤተሰብ ነው።

መርቴሎ ከነዚህ መሳሪያዎች አንዱ ሲሆን፤ ይህ መርቴሎም ሚስማርን ለመምቻነት የሚውል ሙሉ በሙሉ ከብረት የተሰራ ሊሆን ይችላል። አንዳንዴ ደግሞ ከላስቲኮች ከምናምን ሊሰራይችላል። መሳሪያዎች ውስጥ አንደኛው ነው።

ምጣድ ከእነዚህ ከቤት ዕቃዎች ውስጥ አንደኛው ሲሆን ምጣድ በሸክላ አማካኝነት የሚሠራ የቤት ዕቃ ነው። ይህ የቤት እቃ ለብዙ ሰዎች ለቤተሰብ አባላት እንጀራ ለመጋገር የሚሆን የቤት ዕቃ ነው።

አልቦ ከጌጣጌጥ መሳሪያዎች ውስጥ አንደኛው ሲሆን ይህ አልቦ እንግዲህ ከእጅም ከእግርም ሊገባ የሚችል የጌጣጌጥ መሳሪያ ነው። ይህ የጌጣጌጥ መሳሪያ በሴት ልጅ እግር አብዛኛውን ጊዜ ይደረጋል።

የጤፍ የንግድ ምርት እንግዲህ በጎጃም አካባቢ በጣም በሰፊው የጤፍ ምርጥ እንደሚመረት ይታወቃል ይህን ምርት ወደ ተለያዩ ቦታዎች ወስዶ የመሸጥ የነጋዴው ስራ ነው።

የስንፈተወሲብ ህክምና የስንፈተወሲብ ህክምና የሚደረግላቸው ሰዎች ሴክስ ላይ ችግር ያለባቸው ሰዎች ባህላዊ ህክምና መፍትሔ ሊሰጡ ይችላሉ በተለያዩ መድኃኒቶች በመጠቀም

የወይባ ጭስ እንግዲህ የወይባ ጭስ ለሴት ልጅአገረዶች የቆዳ ሥላሴ ለማምጣት እስከ አንገታቸው ድረስ ጢስ በማያስ ነገር ከታጠኑ በኋላ ሰውነታቸውን የሚሞቁት ጭስ ነው።

የአዞ የጥርስ ገበያ ይህ የምርት ገበያ የአዞ ጥርስ ወደ ገበያ በማምረት የሚሰራ ገበያ ነዉ። በአሁኑ ሰዓት መንግስት እየከለከለዉ ያለ ገበያ ነዉ።

የሰርግ ዳሶችን ማስጌጥ :- የሰርግ ዳሶችን ማስጌጥ ሰርግ ከመካሄዱ በፊት ዉብ ሆኖ እንዲታይ እና ለሚሽራዎቹ መቀመጫ በተለያዩ አበባዎች እና ጌጣጌጦች የሚያሸበርቁበት ሂደት ነዉ።

ዴርቶጋዳ የተባለው መጽሐፍ መቼቱን በባህር ዳር ከተማ ሰሜናዊ የጣና ክፍል ያደረገ መጽሐፍ ሲሆን ይህ መጽሃፍ በይስማከ ወርቁ የተጻፈ ትልቅ መጽሐፍ ነው።

የጎንደር ማህበረሰብ መቀመጫውን በአማራ ብሔራዊ ክልላዊ መንግስት ያደረገ ሲሆን በፍቅርና በአንድነቱ የሚታወቅ በጀግንነቱ የሚታወቅ የማህበረሰብ ክፍል ነው። ይህ ማህበረሰብ እንግዲህ ማህበረሰብ ነው።

የመጠጥ ዉሃ አገልግሎት ከእነዚህ ዋና ዋና መሰረተ ልማት አገልግሎት አንደኛው ሲሆን እንግዲህ ይህ የመሰረተ ልማት አገልግሎት በገጠር አማካሪዎች የቅርስ ምድር ውሃ በማውጣት ለማበረሰቡ አገልግሎት እየሰጠ ይገኛል መንግስት።

ይህ እንጥል የማስቆ ባህል የባህል ድርጊት በዚህ ጎጂ የባህል ድርጊት ብዙ ህፃናት ህይወታቸውን ያጡበታል። ከዛ ማዕከልም ደግሞ በሽታዎችንም የሚስቡበት ትልቅ የሆነ ጎጂ ባህል ነው።

የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ካላቸው እንቁ ባህላት መካከል አንደኛው የጥምቀት ባህል ተጠቃሽ ነው። ይህ የጥምቀት ባህል ቅዱስ ዮሐኒስ ጌታችን መድሐኒታችን ኢየሱስ ክርስቶስ በማጥመቁ የተነሳ ሰዎች በአደባባይ ወጥተው የሚያከብሩት ትልቅ በሐል ነው።

ሀብሀብ እንግዲህ የታወቁ የውሃ ምርት ያላቸው የአትክልት ፍራፍሬዎች አንዱ ሲሆን ይህ ሀብሀብ በበረሃማ አካባቢዎች በጣም የተለመደ እና በዋጋው እስከ አምሳ ብር ድረስ የሚሸጥ የአትክልትና ፍራፍሬ አይነት ነው።

ብራና ይህ ብራና የሚሰራው ከፍየል ቆዳ ወይም ከሌጦ ነው። ይህ ሌጦ ብዙ ሺ አመታትን ባህሪውን ሳይቀይር መኖር የሚችል ነው። የፅህፈት መሣሪያ ነው።